ይህ በምስሉ ላይ የምንመለከተው አረንጓዴ ቅጠል ያለው እና ሰፋፊ ቅጠል ያለው እፅዋት ነው እና ይህ የእፅዋቱ ስም ማን ተብሎ ይጠራል? በየት አከባቢስ ነው የሚበቅው? ምን አይነት የአየር ሁኔታ ነው የሚመቼውስ?